እነዚህ ሰዎች ከሙዚቃው በላይ ዘፋኙን ወደውት ይገኛሉ ።ይህም ከመልኩ ከድምጹ ወይም ከብዙ ነገሮች ያንን ሰው ከስራው በላይ ያንን ሰው ሲወዱት እንዲሁም የተለየ የፍቅር ሲያደርባቸው አንዳንዴም ከአድናቆት አልፎ ቤተሰባዊ ግንኙነት እንዲሁም ትዳር እየፈጠሩ እንመለከታለን።

አንዳንዴ ነጋዴዎች ስርዓት አልይዝም ሲል ህዝቡ ቢያምፅ ጥሩ ነው የሚል ሃሳብ ከብዙ ሰዎች ሲነሱ እንሰማለን:: ይሄም ምክንያት የሌለው የዋጋ ንረት እና ቅጥ አልባ የንግድ ስርዓትን በሚያሳልጡበት ጊዜ ሰዎች ለተወሰነ ጊዜ ምርቱን አንገዛም በማለት ዋጋቸውን እንዲያሻሽሉ ያደርጋቸዋል::

ሙዚቃ መሳሪያዎች ባይኖሩ ምን ያህልዎቻችን ዘፈን ልንሰሠማ እንደምንችል ማሰብ አዳጋች ምክንያቱም ከድምፁ በላይ አንዳንዴ እጅግ በጣም ቃና የሚሰጡት አብረውት ያሉ የሙዚቃ መሳሪያዎች ናቸው። ለሙዚቃውም የማይረሳ ጣዕም ይሰጡታል።

ቤተሰብ በዋናነት የቤተሰብ ራስ ተብለው ከሚጠሩት እናት አባት ቀጥሎም ልጆችን ከሚያፈሯቸው ልጆች አንድ ሁለት ሰዎች ቤተሰብን መመሥረት ይችላሉ። በትንሹ ቤተሰብ አካል 2 ሰዎችን ያካይታል እሱም ባልና ሚስት እርሶስ የቤተሰብ አባላት ስንት ናችሁ?

የዶሮ ግብአት ብዙ ጊዜ ሰዎች ሱፐር ማርኬቶች ውስጥ በቀላል የሚያገኟቸው የምርት አይነቶች ሲሆኑ ብዙ ጊዜ ራሳቸው አርደው መስራት የማይችሉ ሰዎች በቀላሉ ተነጣጥለው ሚገኙ ዶሮዎችን ከሱፐር ማርኬቶች ማግኘት ሚችሉት ምርት ነው ።

እንዴው የትኛው የኢትዮጵያ ቤት ውስጥ ነው ግን ውሃ ከሳምንት አንድ ቀን እና ሁለት ቀን በላይ የሚገኘው ለስሙ እኮ ነው መሰረታዊ የውሃ አቅርቦት መሰረታዊ አገልግሎት አለን የምንለው እንጂ በእያንዳዱ በጀርካ እና በባልዲ ቀድቶ ከመጠቀም ውጭ ቀን በቀን የውሃ አገልግሎት የማግኘት ልምዱ እጅግ በጣም ዝቅተኛ ነው ።

ስለ ገዳማት ጉዞ ምን ያህል ያውቃሉ ምን ያህል በእንደዚ አይነት ጊዜ ተሳትፎ ያውቃሉ? ብዙ ጊዜ የገዳማት ጉዞ ከሌሎች ሃይማኖቶች ይልቅ በኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት የሚዘወትር እራስን ለማደስ ወደ መንፈሳዊ ህይወት ለመቅረብ ሰዎች የሚያደርጉት የመንፈሳዊ ጉዞ አይነት ነው የጣና ገዳማት ላይ ምን አይነት ጉዞዎች ይደረጋሉ?

በየዓይነት የሚባለው ምግብ ላይ ስንት ዓይነት የምግብ አይነት ያለ ይመስላችኋል? አዎ በየዓይነት ማለት የተለያዩ የምግብ አይነቶች በ ለምሳሌ ሽሮ፣ ክክ፣ ምስር፣ ድንች፣ ጎመን፣ ልዩነት የምግብ ዓይነቶች በአንድ ላይ የሚቀርቡበት ባህላዊ የኢትዮጵያ ምግብ ነው። ብዙ ጊዜ በፆም ጊዜ ይዘወተራል።

አሜሪካን ሲነሳ መቼም ወደዛ መሄድ የማይፈልግ ኢትዮጵያዊ የለም። በእርግጥ ነው በእርሱም አይፈረድም። በሀገሩ ላይ ያለው ነገር የሚያረካና አመርቂ ስላልሆነ ነው። ነገር ግን አንዳንዴ ከኢትዮጵያ ህዝብ የሚወጣው ፍሰት ከአንድ አገር ብቻ የሚወጣ ይመስላል። እጅግ በጣም ብዙ ሰው ስደት ላይ ይገኛል።

ኤጭ ጀመሩ ደግሞ ይላሉ አንዳንድ እናቶች ገና ጠዋት ከመነሳታቸው ሰፈር ውስጥ በሞንታርቦ ማስተላለፊያ እየዞረ እየጮህባቸው ሲሄድ እርግጥ ነው እንደ አለም አቀፋዊ ህግ ትክክል አይደለም። የኢትዮጵያ ህግ ምን እንደሚል ባናቅም በአለም አቀፋዊ ህግ ግን በዚህ አይነት መረበሸ ትክክል አይደለም ብሎ ያውጃል።

ሳር ከእፅዋት አይነቶች ዉስጥ አንዱ ነው ብዙውን ጊዜ ቄጠማ ብለን የምንጠራው አይነት ቤት ዉስጥ በተለይም ቡና በምናፈላበት እንዲሁም ለአመት በዓሎች የቤት ድምቀት ለመሆን እንጠቀምበታለን:: የተለያዩ አይነት የቀጠማ አይነቶች እናገኛለን:: እርሶ በርሶ አካባቢ ምን አይነት የቀጠማ አይነቶችን ያዘወትራሉ?

የቆዳ ጫማዎች ብዙ ጊዜ ከተለያዩ የእንስሳት የቆዳ ምርቶች የሚዘጋጁ የጫማ ዓይነቶች ሲሆኑ በብዛት ከሴቶች ይልቅ በወንዶች ሲዘወተር እናስተውላለን ። እርስዎስ ከሴቶች ይልቅ በወንዶች ላይ አስተውለውታል ?

በመንገዶች ሲሄዱ ምን ያክል የቡና ቤት እና የምግብ ቤቶችን አስተውለው ያልፋሉ? እንደሚታወቀው በአገራችን አብዛኛውን የማህበረሰብ ክፍል ቡና ሳይጠጣ በቀን ውስጥ መዋል አይችልም። ለዚህም መፍትሄ የሆኑት ቤት ውስጥ ከማፍላት ይልቅ በተለይ በተለይ ለወንደ ላጤዎች መንገድ ላይ የሚገኘው የቡና ቤቶች ናቸው።

ብዙ ጊዜ መፅሄቶች ሲጀምሩ የፊት ገፃቸው ወይም የመጀመሪያ ገፃቸው ላይ የሰዎችን ቀልብ ገዝተው ሊይዙ የሚችሉ አርዕስቶችን አንስተው ይጀምራሉ። አስተውላችሁታል? ይህንንም የሚያደርጉት ቀጣዩን ገፅ ስዎች በተመስጦ እንዲሆኑ በጉጉት ጠብቀው እስከ መጨረሻው እንዲቀጥሉላቸው ያንን መፅሀፍ መርጠው ከሌሎች ውስጥ እንዲይዙላቸው ያንን መፅሄት እንዲመርጡት የሚያደርጉት ነው።

ተፈጥሮና አካባቢን ለማስጠበቅ የእያንዳንዱ ማህበረሰብ የብዙ ሰዎች ግዴታ ነው ። ነገር ግን ኢትዮጵያ ዉስጥ ይህን አናስታዉልም።

በዋናነት የትኛዉ ኢትዮጵያዊ ነዉ ግን የሱፐርማርኬት ምርት የሚጠቀመዉ? ይሄ የአዲስ አበባ ሰዎች ካልሆነ በተለይ በሌላ አካባቢ የተለመደ ልምድ አይመስለኝም። ብዙ ጊዜ ሰዎች ከብዙ ቦታ አማርጠዉ የመግዛት ልምድ ነዉ ያላቸዉ። በተለይ ሀበሾች ይሄንን የሱፐርማርኬት ምርት እንዳይጠቀሙ ያደርጋቸዋል።

የልብስ ማጠቢያ ማሽን ልብሶችን በቀላሉ በእጅ ከማጠብና ጉልበትን ከመጨረስ ጊዜንም ጉልበትንም ቆጥቦ አንድ ጊዜ ልብሶችን ለማጠብ የሚረዳ የማሽን ዓይነት ነው። ብዙ ጊዜ ግን በኢትዮጵያ ማህበረሰብ ውስጥ አልተለመደም። በእርሶ ቤት ውስጥ የልብስ ማጠቢያ ማሽን አለ?

በሀገራችን ጥራታቸውን የጠበቁ እስከ ፋይፍ ስታር ድረስ የሚደርሱ ምግብ ቤቶች አሉ:: እነዚህ ምግብ ቤቶችም ጥራታቸውን ፅዳታቸውን እንዲሁም የምግብ ጣዕማቸው በጣም በአሪፍ ደረጃ የሚገኙ ሆነው ቱሪስቶች በተለይ ሲመጡ የሚያዘወትሯቸው ቦታዎች ናቸው:: ግን ዋጋቸውን አስተውለው ያውቃሉ? ምን ያክል ለሕዝቡ አመቺ ዋጋ አላቸው::

በአሁን ጊዜ በእጆ ጥሬ ብር ይዘው ይወጣሉ ወይስ ትክክለኛ የዘመኑን የቴክኖሎጂ ውጤት በመጠቀም ወይም ደግሞ የሞባይል ባንኪን የተለያዩ የብር መላኪያ አገልግሎቶችን በመጠቀም ይጠቀማሉ።

የቢሮ እቃን ሳያሟሉ ቢሮ መክፈት ምን ማለት ነው? አሁን አሁን ድርጅቶች ደና እንኳን መቀመጫና ጠረጴዛ ሳይኖራቸው ቢሮ እያሉ መክፈት እርምጃዎች አድርገውታል። በርግጥ ይፈረድባቸዋል የቢሮ እቃዎች ዋጋ እጅግ በጣም እየናረ መጥቷል።

ብረታ ብረት ማቆራረጫ ማሽኖች ባይሠሩ ኖሮ ግን ምንድን ነበር ምንሆነው። እንደ እውነቱ ብረትን በምንድን ነበር ቆርጠው ለትልልቅ መሣሪያዎች፣ ለሕንፃ ግንባታዎች እንዲሁም ተለያዩ አገልግሎቶች ልናውለው የምንችለው። እጅግ የሚገርምና ሚያስደንቅ ግኝት ነው።

በኢትዮጵያ ውስጥ በቁጥር ምን ያክል የሀይቅ ብዛት ያለ ይመስላችኋል? በሀገራችን ውስጥ የተለያየ ቦታዎች ላይ ሐይቆችን ማግኘት የተለመደ ነው። ተፈጥሮአዊ የሆነ ውበትን ለአካባቢ ያላብሳሉ። ለ፣ እስኖ አገልግሎት ይውላሉ። እንዲሁም ለ ውስጣዊ ሰላም ለማግኘት ለመዝናናት እጅግ ተመራጭ ነው።

ብዙውን ጊዜ መጽሄቶች ላይ የተሳሳቱ የስም ማጥፋት መረጃ የያዙ ብዙ ጊዜ ጎልተው ይወጣሉ ። እነዚህም የሰዎችን ቀልብ ለመሳብና ብዙ ተከታይ ለማፍራት ይጠቀሙባታል።

የንግድ ስራ አሁን ላይ ከቅጥር ስራ ይልቅ በጣም አዋጭ የሚሆን ስራ ነው። አሁን ሳይሆን በእርግጥ ከበፊትም እንደዛ ነው። ቢሆንም ግን በተለይ አሁን ላይ ከጊዜ ጊዜ ኑሮ እየኖረ በመጣበት ጊዜ ቋሚ ደሞዝ ተማምኖ መቀመጥ አዋጭ አልሆነም። በዚህም ምክንያት ብዙ ሰዎችን ንግድን እንደሚመረጡ ይገኛሉ።

አንዱ ከሚባሉ የውበት መጠበቂያዎች ውስጥ አንዱ ጥፍር መቁረጫ ነው። ብዙ ጊዜ እንደፋሽን ላይ ሆኖ የሴቶች ጥፍር ማሳደግ የተለመደ ቢሆንም ንጽህና ለመጠበቅና እራሳችንን ለማስዋብ አጭርን ጥፍ በጥፍር መቁረጫን ተጠቅመው ማስዋብ የተለመደ ነው።

ስነ ህንፃ እና ግንባታ ብዙ ዓይነት ሰዎችን የሚያሳተፍ ሲሆን በዋናነት ከላይ ላይ አርክቴክቶችን እንዲሁም የኢንጂነሪንግ እና ዲዛይነሮችን በዋናነት የሚያሳትፍ ዘርፍ ነው ይህም አንድ ላይ ተባብሮ በመስራት አሪፍ ውጤት እንዲያገኙ ያደርጋቸዋል።

አሁን ላይ ብዙ ሰዎች ከቅጥር ስራ ይልቅ የግል አነስ ያሉ ስራዎችን ወይም የግል ትንንሽ ቢዝነሶችን መጀመር እንደአማራጭ እየወሰዱት ነው። ምክንያቱም ቅጥርን ተማምኖ መቀመጥ በሃገራችን ሁኔታ ካለበት አንጻራዊ ሁኔታ አዋጭ ስላልሆነ እና ቋሚ ገንዘብን የሚያስገኝ ስላልሆነ።

የጁስ መፍጫ ማሽን ብዙ ሰዎች ቤት የምናገኘው ነገር ነው። ድምጹ ግን ውይ! በጣም ይረብሻል ቢሆንም ግን አንድን ፍራፍሬ በደረቁ ከመብላት በጅስ መልኩ ፈጭቶ መጠጣት በብዙዎች ዘንድ ተመራጭነት ያለው ምርጫ ነው።

ምን ያክል መጽሐፎችን ሲያነቡ በውስጡ ስለ ሀገራችን ጥበብን፥ ባህልን ሲገልጹ አስተውለው ያቃሉ? አዎ መጽሐፍ ከትውልድ ትውልድ የነበረን ባህል ለማስቀጠል እንዲሁም ለማስተዋወቅ ጉልህ ሚና ያላቸው ዘርፎች ናቸው። ይህንን የተለያዩ መጽሃፎች ላይ ስለ ኢትዮጵያ ባህል ጎልቶ እናገኘዋለን።

መደርደሪያ በቤት ውስጥ ይገኛል ። አብዛኛው ጊዜ ቤት ስንገባ ከወንበር እና ከመቀመጫ ቀጥሎ የማናጠው የቤት እቃው ቢኖር መደርደሪያ ነው ። ይህም እቃዎችን ስርአት አስይዞ ሰድሮ ለማስቀመጥ እንዲሁም ልብሶችንም በስነስርአት ደርድሮ ለማስቀመጥ እጅግ ጠቃሚ የሆነ የቤት ውስጥ መገልገያ እቃ ነው ።

ትምህርት ብዙ ጊዜ እዛው ሄዶ ከሚመሩት በተጨማሪ የቤት ለቤት ትምህርት የሚሰጡ አስተማሪዎች አሉ ።እነዚህም ብዙ ጊዜ ትምህርት ቤት ሄደው መማር ለማይችሉ ልጆች ፣ አቅመ ደካማዎች እንዲሁም አካል ጉዳተኛ ልጆች ጠቃሚ የሆነ ዘርፍ ነው።

ከሀገራችን የሚሰሩ መሰረታዊ ልማቶች ከጊዜ ወደ ጊዜ እያደጉ ቢመጡም ግን ሁል ጊዜ አድሳትና በመልሶ ግንባታ የሚወጡ ገንዘቦች ነገሮች ናቸው:: ምክንያቱም ሙስና ስላለ የመጀመሪያ ዙር የሚሠሩ ስራዎች በትክክል አይሰሩም ሲሰሩ አሪፍ አርገው ስለማይሰሩ ውድቀታቸው ይበሳል::

በአገራችን የተለያዩ ማህበረሰቦች ውስጥ ልዩ የሆነ ባህልና ጥበብ እናገኛለን። ከዚህም በተለያዩ መገለጫዎች አሏቸው ሲሆን ከዚህ እነዚህን መገለጫዎች ውስጥ አንዱ በልብስ በዓላት መግለጽ ነው ። እሺ ያሉበት አካባቢ ባህልን በምን ዓይነት ልብስ የሚገልጹ ይመስልዎታል? ብዙ አይነት የልብስ መገለጫዎች አሉት በሀገራችን ላይ።

አበባወች ሌሎች የሱፐር ማርኬት ምርቶች በሱፐር ማርኬት ልናገኘው የምንችላቸው ምርቶች አይነቶች ናቸው። ብዙውን ጊዜ ገና አድስ የሆኑ ያልጠወለጉ አበቦችን በሱፐር ማርኬት በር ላይ ማየት የተለመደ ነው። እርስዎ ሱፐር ማርኬትን የመግዛት ልምድ አለወት?

አነስ ያለ ምግብ ቤት ገብተው ምግቡን ቀምሰው ሲያወቃሉ በእርግጠኝነት ብዙ ሰዎች እነዚያን ምግብ ቤቶች ሲያዩ የሚጠብቁት የምግብ ጣዕም እና ገብተው ሲመገቡ የሚያገኙት አገልግሎት እና ምግብ ጣዕም ሁኔታ በጣም የተለያየ ነው። እጅግ በጣም ጣፋጭ ምግቦች የሚገኙባቸዉ ቦታዎች ናቸው። ዋጋቸው በጣም ተመጣጣኝ ዋጋ ነው።

የላሊበላ ውቅር አቢያተ ክርስቲያናት በኢትዮጵያ ውስጥ ብዙ ግዜ ቱሪስቶች ሊጎበኟቸው ከሚመጡ እንዲሁም ዩኒስኮ ላይ ተመዝግበው ከሰፈሩ የሀገራችን ቅርሶች ውስጥ አንዱ ነው። ብዙ አይነት ቱሪስቶች ይኽንን ቅርስ ለመገንባት ለመጎብኘት ወደ ኢትዮጵያ ይመጣሉ። ይህም ለሀገሪቱ እጅግ የገቢ ምንጭ ትልቅ የሆነ የገቢ ምንጭ ሆኖ እያገለለገለ ነው።

ሴቶች ከሚበሉት ይልቅ ለፀጉራቸው የሚያወጡት ፍራፍሬና የተለያዩ የጥራጥሬ እቃዎችን ወንዶችን ሳያስገርማቸው አይቀርም ። ከምትቀቢው ብትበይው ይሻልሻል ይላሉ ብዙ ጊዜ ባል ለሚስቱ ለፀጉሯ የምታወጣውን ሀይል እያየ

ስኬት ቦርዶችን አሁን አሁን በመንገድ ላይ ማየት የተለመደ ሁኗል ህዝባችን እየሰለጠነ መጧል ስኬት ቦርድ አንድ ሰው ብቻውን እግሩን እያንሸራተተ ከአንድ ቦታ ወደ አንድ ቦታ ሚሄድበት ከመጓጓዣነት በተጨማሪ ደግሞ ለመዝናኛነት ወጣቶች የሚጠቁሙበት የመጓጓዣ መንገድ ነው ።

ፓፓያ ብዙ ጊዜ በሰዎች ዘንድ ተወዳጅነት የለውም አይድል? አወ ምክንያቱም ያን ያክል ጣሙ ለአፍ አድስ የሆነ እና የማይለመድ በየጊዜው ስለሆነ ነው። ነገር ግን ያለው ጥቅም እጅግ በጣም ዘርፈ ብዙ የሆነ ነው። እናም አሁን አሁን በተለይ በዘመናዊ ቤቶች ይዘወተራል።

ስለ ፉከራና ሽለላ ምን ያክል ያውቃሉ? ፉከራና ሽለላ ባህልን ወይም ታሪክን ለትውልድ ለማስተላለፍ በወኔ ሰወች በጀማ ሁነው የሚጠቀሙበት ወኔን የሚቀሰቅስ ታሪክን ማስታወሻ ዘርፍ።

ጥሬ ስጋ እንደ ኢትዮጵያዊ በአብዛኛው ኢትዮጵያዊ ሲበላው ማየት የተለመደ ነው። ልዩ ፍቅር ህዝቡ ለእሱ ያለበት የምግብ ዓይነት ነው። ግን ብዙዎች በአለም ያሉ ሰዎች ይገረማሉ። ይህንን እንደምንበላው በጥሬው ስጋ እንደምንበላ ሲያውቁ። እርሶ የጥሬ ስጋ ወዳጅ ኖት?

በምስሉ ላይ የምንመለከተው በኢትዮጵያ ባህላዊ ስርዓት መሰረት የቡና አፈላል ስርዓት ላይ የሚካተቱ የረከቦት ፣ የሰባ ጥልፍ ምስል ያረፈበት ጀበና እንዲሁም የስኳር ምስል ነው።

በትምህርት ውስጥ አሁን ፖለቲካን ብሎ መማር ምን ይሉታል? የሚገርም እኮ ነው። እርግጥ ነው እጅግ በጣም የተራቀቀ ሳይንስ ነው። ነገር ግን ወጠው ምን ያክል ቢጠቀሙበት ነው? ብለን አናስብም ብዙዎቻችን? እኔ በበኩሌ አስባለሁ። ምክንያቱም በሀገራችን ሁኔታ ያን ያክል አመርቂ ፖለቲካዊ ፍላጎት የሚያሳይ ነገር ስለማላይ።

መሶብ ቤት ውስጥ ሊጠፋ የማይችል መሳሪያ ነው። ባህላዊ ከኢትዮጵያ ውጭ ብዙ ጊዜ ይገኛል ተብሎ አይታሰብም። እንጀራን ለማስቀመጥ የምንጠቀምበት የቤት ውስጥ እቃ ነው። ብዙ ጊዜ እናቶቻችን እንደ አይናቸው የሚሳሱለት እቃቸውም ነው።

አንዳንዴ ለአንድ ድርጅት የሚሠራ አርማዎች ወይም ሎጐዎች ድርጅት በትክክል ሳይገልጹት እናገኛለን። ይህም የሚሆነው ልምድ ማነስና ከራሱም ግምገማ ችሎታ ከማነስ የተነሳ መሆኑ ብዙዎች ይናገራሉ።

ስነ ፅሁፍ ላይ ስለ ሀገር ማግኘት ደስ የሚል ነገር ነው። ስለ ሀገራችን የሆነ ቦታ ላይ ተፅፎ ስናገኝ ሁላችንም የሚሰማን ደስታ እናውቀዋለን። እናም ስነ ፍሁፎች ላይ ባህል እንዲተላለፍ ሁላችንም ድርሻችን መወጣት አለብን።

ብዙ ግዜ ዜና ሲጀመር ሰበር ዜና ብለው ሲጀምሩ ጋዜጠኞች እናስተውላለን ይህም የዜና አይነት በለቱ ከተከሰተው አብየት ነገሮች ውስጥ ዋና ተብሎ ሚታሰው ወይም ከሌሎች ጊዜ ወጣ ብሎ ምናስተላቸው ዜና አይነቶች ናቸው። በጣም ብዙ ጊዜ ከዜና መጀመሪያ ወይም ደግሞ በመሃል በሌሎች ፕሮግራሞች አቋርጠው ይቀርባሉ።

ባህር ዳር ከተማ በጣና ዙርያ ያልች ከተማ በመሆኗ ብዙ መናፈሻ እና መዝናኛዎች በአካባቢዋ ይገኛሉ። እነዚህ መናፈሻና መዝናኛዎች ከትናንሽ ቤቶች ጀምሮ እስከ ትላልቅ ሆቴሎችና ሪዞርቶች የሚያካትቱ ሲሆን፤ ዋጋቸውም ከቦታው ቦታው ከደረጃ ደረጃው የሚለያይ ይሆናል።

በመኖሪያ ቤቶች ውስጥ ብዙ ጊዜ ሰዎች በሐይማኖታቸው የተለያዩ ስዕለ አድኖዎችን በመጠቀም ለቤታቸው የተለየ ውበትን ይሰጣሉ። ይኽም የሸራ ላይ ሰዕሎች ሊሆኑ ይችላል እንዲሁም በፍሬም ላይ ያሉ ሌሎች ስዕሎችም እንዲሁም ደግሞ ጥቅሶችን በቤት ውስጥ ቤታቸውን ለማስጌጥ እንዲሁም ከሐይማኖትም አንፃር አብሮ ለማስሔድ ሰዎች ይመርጡታል።

ቲማቲም በሃገራችን ዉስጥ አብዘሃኛውን ቦታ በተለይ እርጥበት ባለበት ቦታ ላይም በቀላሉ በቅሎ የምናገኘው የአትክልት አይነት ሲሆን ብዙውን ጊዜ ዋጋው የመዋዠቅ አንደየ ከፍ አንደ ዝቅ የማለት ካየር ንብረቱ ይዞ ልምድ አለው። ይህንን አስተውለውት ያውቃሉ? በአሁኑ ጊዜስ የቲማቲም ዋጋ ስንት ይመስለወታል?

ተማር ልጄ የሚለውን የመሐመድ የጎሳየ ዘፈን ነግድ ልጀ በሚለው ዘፈን ከተተካ ቆይቶአል። ምክንያቱም ነግዶ የከሰረ የለም ተምሮ እኔ እንጃ ነግዶ የከሰረ የለም እና ነግድ ልጄ ይላል የአሁን ዘመን ሰው ነግዱ!

በአሁን ጊዜ ከሌሎች የማስታወቂያ ዘርፎች በተለየ የመልኩ የማህበራዊ ሚዲያ የማስታወቂያ ገጾች ተደራሽነትን በሰዎች ዘንድ ያገኛሉ ። ምክንያቱም ብዙ ሰው የስልክ አገልግሎት በእጁ ላይ ስላለ ። እርስዎስ ምን አይነት የማስታወቂያ ዘርፎችን ይጠቀማሉ ?

የስነ ህንፃ ባለሙያ ኢትዮጵያ ውስጥ ምን ያክል ተጠቃሚ ነው? እንደሚታወቀው ከሆነ ብዙ ሲያማርሩ እናቃቸዋለን። ምክንያቱም በአንድ ሰሞን በአንድ ጊዜ ላይ ብዙ ተማሪዎች ተመረቁና ከዩኒቨርስቲ ከዛ በኋላ ስራአጥ ቁጥር እየበዛ መጣ እንግዲህ አሁን ላይም እንደዛም ሆኖ እየተቀላቀሉ ይገኛሉ።

በኢትዮጵያ የቤተሰብ መሪ ተብሎ የሚጠራው አባት ነው ።ይህም እሱም በኢኮኖሚ ቤተሰቡን በመደገፍ እንዲሁም ቤተሰቡን ችሎ ለማለፍ የወደፊቱን ለማስተካከል የሚጥር ቤተሰብ አባል ነው ። እናት ደግሞ ቤተሰቦቿን በውስጣዊ በሆነ ነገር በመደገፍ ባሏን በማበርታት ትታወቃለች ።

በሀገራችን ምን ያክል ህግ አስከባሪዎች በትክክል ህግ የማስከበር ስራዎችን ይሰራሉ ። እንዲያውም ህግ መጣስ በእነሱ ሳይብስ አይቀርም ። ስራ እየሰራ ያለ ሰው ጋር ግብ ግብ የሚፈጥሩት እነሱ ናቸው ።ሀገር ሰላም ብሎ እየሰራ ካለ ሰው ጋ ብዙውን ጊዜ ጠብ ሲፈጥሩ ይታያል።

እትክልት እና ፍራፍሬን ስናነሳ የደቡቡን የሀገራችን ክፍል አለማንሳት በጣም አስቸጋሪ ነው ምክንያቱም ለምለም እና ብዙ ጊዜ የፍራፍሬ እና የአትክልት ዛፍ የሚበቅልበት የአካባቢያችን ክፍል ስለሆነ ማለት ነው ። ወደ ደቡብ ክልል ሂደው ያውቃሉ?

መሰረተ ልማትን ለማሟላት ሲባል በየጊዜው የሚቆፋፈሩ መንገዶች ህዝቡን በጣም አማረውታል ።ጥዋት ነጭ ጫማ ለብሶ ወቶ ማታ እንደዛው መመለስ በጣም ከባድ ሆኗል። ጥቁር ወይም ሌላ ጫማ መስሎ ነው የምንመለሰው።

ሬጌ ከሙዚቃ ዘርፎች ዉስጥ አንዱ ነው:: ብዙውን ጊዜ ራሳቸውን በራሳቸው ዓለም የሚያዩ ዘናብለው መኖርን የሕይወትን ጭንቅ የማይወዱ ሰዎች የምከተላውሏቸው የሙዚቃ ናቸው:: ብዙ ተደማጭነት ያላቸው በእንደዚህ አይነት ሰዎች ዘንድ ነው:: እጅግ በጣም ልብን የሚመስጥ ነገሮችን ቀለል አርጎ ለማየት የሚጠቅም የሙዚቃ ዘርፍ ነው::

ባህላዊ ህክምናን ሁሌ ተማምኖ መቀመጥ ልክ አይደለም። ሰዎች ትክክለኛ ህክምናን ባለማግኘታቸው ከነበረባቸው ችግር የባሰ ችግር ውስጥ ወይንም ደግሞ ለሞት ሲደረጉ እናስተውላለን። ነገር ግን እንደዛም ሆኖ ሰዎች ወደ ዘመናዊ ህክምና ከማቅናት ይልቅ ክምናን ይመርጣሉ። በተለይም በአማራ ክልል አካባቢ

በአብዛኛው የኢትዮጵያ ማህበረሰብ ክፍል ከትላልቅ ተማሩ ከሚባሉ ሰዎች ይልቅ በልምድ በራሳቸው ያስተማሩት አዋቂና መሪ አባቶች ተቀባይነትና ተሰሚነት አላቸው ይህን ብዙ ጊዜ አስተውለን እናውቃለን በተለይም በገጠሪቷ የሀገሪቷ ክፍል ::

"ቴድ አፍሮ ፦አንቺም በሃይማኖትሽ ፣እኔም በሃይማኖት ብሎ የዘፈነው ዘፈን ለብዙዎች ላይ ቅራኔም ቢሆን የተለየም ምልከታ ያመጣ ዘፈን ነው ብዙዎች ይህየን አይመለከቱም ምክንያቱም ሰዎች ተዋደው አንድላይ ከሆኑ ከፍቅር ቤተጨማሪ እምነታቸው መመሳሰል አለበት የሚል እሳቤ ስላላቸው"

ሊብያ የሚል ስም ሲነሳ ከሀገሪቱ ትልቁ ብዙ የኢትዮጵያ ህዝብ የሚያስበው ስደቱን በዛ መሀል ያለቁትን ሰዎች ይመስለኛል። በሀገራችን በተለይም ወደ አረብ አገር ተሰድው ስራን አግኝተው ሂወታቸውን ለማቃሉ ብዙ ዜጎች ይሰደዳሉ። በዚህም ሂወታቸውን ያጣሉ ኑሯቸውን ይመስቃቀላል በዚህም ልክ ግን የሚያልፍላቸው አሉ።

ቡና ቤቶች ብለን ስንጠራ ብዙን ጊዜ ተቀምጠው የሚሰጡትን ብቻ ሳይሆን በየቦታው ከአንድ ቦታ አንድ ቦታ በፌርሜሎ ወይም እሳት ማንደጃ የሞቀ ቡና ወይም በፊርሙዝ ይዘው የሚንቀሳቀሱትንም ያካትታል ። ይህንንም በተለያዩ ቦታዎች በተለይ በሱቅ እና በግብይት ቦታዎች ላይ አስተውለን ልናያቸው እንችላለን ።

ምስሉ ላይ የምንመለከታት ልጅ በአገው ባህል ማህበረሰብ መሰረት ውበቷን ጠብቃ የተቀመጠች ልጃገረድ ስትሆን በአንገቷ ላይ ያደረገችው በአገው ባህል ድር በመባል ይታወቃል። የለበሰችውም የአገው ባህል ልብስና ቆንጆ ሴትም ናት።

ጠበብት እና አዋቂዎች እንደሚናገሩት መፅሀፍት ማለቂያ የሌላቸው የዕውቀት ገፆች ናቸው። ሁሌም ቢሆን አዲስ ነገር ልንማርባቸው የምንችልባቸው ቦታዎች ናቸው። የተለያዩ የመፅሀፍት አይነቶች አሉ። ምን ያክሉን ከዛ ውስጥ ታቋቸዋላችሁ?

ፍራፍሬዎች ብዙን ጊዜ እፅዋት ብለን ስናነሳቸው ከእጸዋት ዘርፍ ውስጥ ያሉ የማይመስሉን የዕፅዋት ዘርፎች ናቸው። ብዙን ጊዜ ለበጎነት የምንጠቀማቸው እንዲሁም ፤ ለመድኃኒትነት ለባህላዊ መድሃኒትነት የምንጠቀማቸው የዕፀዋት ዓይነቶች ናቸው። በአካባቢያችሁ ምን ዓይነት የአትክልት የፍራፍሬውች ዓይነቶች አሉ?

የሀበሻ ጎመን ብዙ ጊዜ በሀበሻ ቤቶች ላይ የማይጠፋ በተለይም በክረምት ሰአት ላይ ዝናብን ስናስብ አብሮ የሚነሳ ነገር ነው። ምክንያቱም ብዙ ጊዜ የመብቀያ ጊዜው ክረምት ስለሆነ ማለት ነው። እና ክረምትን ሲያስብ ሀበሻ ጎመንን አብሮ የማያስብ ሀበሻ አለ ተብሎ አይገመትም።

ሱፐርማርኬቶች ውስጥ ገብቶ ብዙ ዓይነት የጣፋጭ ዓይነቶችን በስፋት ማግኘት የተለመደ ነው። ብዙውን ጊዜ ሰዎችም እነዚህን ምርቶች በአንድ ቦታ ላይ ለማግኘት ሱፐርማርኬትን ይጠቀማሉ። እርሶስ እነዚህን አገልግሎት ለማግኘት ሱፐርማርኬት ገብተው ያውቃሉ? በተለይ የቸኮሌት ከረሜላ፤ እንዲሁም የተለያዩ የጣፋጭ ዘሮችን በቀላሉ ማግኘት የሚቻልበት ቦታ ነው።

የበቆሎ ምርት በተለያዩ የሀገራችን ክፍሎች በግብርና አማካኝነት የሚገኝ የምርት አይነት ነው። ይኸውም በተለያዩ ቦታዎች ለምግብነት እንዲሁም ለመጠጥነት ለአልኮል መጠጦች እንዲሁም ለተለያዩ ምርቶች እንጠቀምበታለን እና ሰፊ ተደራሽነትን ያገኘ የግብርና ምርት ነው ።

ባህልና ጥበብን ከትውልድ ወደ ትውልድ ለማስቀጠል የራሳችን ባህልና ጥበብን የመጠቀም ነገር ብዙ ጊዜ ኢትዮጵያዊ አልተለመደም። ዝም ብለን እንኖርበታለን ግን ትክክለኛ እሴቱን ለማስቀጠል ሁላችንም የእራሳችንን ድርሻ እየተወጣን አይደለም።

ትምህርት አንዳንዴ ትምህርት ቤት ሄደን ከዛ ዩኒቨርሲቲ አልፈን ምናምን የምንማራቸው ብቻ አይደለም። የሰው ልጅ ልማር ካለ ከብዙ ነገሮች መማር ይችላል ።ህይወት በራሷ በጣም ትልቅ ትምህርት ናት። ብዙ ጊዜ ሰው ትኩረት ያልሰጠው ትምህርት ሲባል የተወው አንድ ቦታ ላይ ተቀምጦ ቀለም ትምህርት ተምሮ መምጣት ይመስለዋል።

ብዙ ጊዜ ሰዎች ቤት ውስጥ ስንገባ ፊት ለፊት አይናችንን የሚስበው ነገር ቢኖር የፎቶ ፍሬሞች ናቸው። ወይም ቤት ውስጥ የተሰቀሉ ፎቶዎች አይናችንን ይስቡታል። ይህም አንደኛ ቤት ውስጥ ስላሉ የቤተሰብ ቁጥሮች አባላትን ከላይ ገጽታ እንድናገኝ በተለይ አዲስ ቤት ስንገባ መጀመርያ ዓይናችን እዛ ላይ ያርፋል።

አይኔ ላይ ነው የቀረው ይህ ማስታወቂያ ሲባል ሰምታችሁ ታውቃላችሁ ? ሰዎች ድርጅቶች ምርታቸውን ለማስታወቅ ማስታወቂያዎችን ሲያሰሩ ከብዙ አንግል ህዝቦች ላይ እንዲቀር ወይም ደግሞ ምርት ተፈላጊነት እየጨመረ እንዲሄድ ነው በዚህ ላይም ብዙ ብር ፈሰስ ያደርጋሉ።

በአዲስ አበባ ጎዳናዎች ላይ እንደ ቀልድ አልማዝን ማየት እኮ እየለመድን መጣን። አይገርምም ሰው ምን ያል ራሱን እየለወጠ ከሀገር አቀፍ አልፎ ወደ ዓለም አቀፍ ምርቶች እንደ ተሸጋገረ የሚያሳይ ነገር ነው። የአልማዝ ጌጣጌጦችን በአካባቢው ማየት እየተለመደ መጥቷል።

በዛፎች ውስጥ ቀንን ማሳለፍ ምን ያክል ደስተኛ ሆነን እንዲኖር የማድረገን ይመስላችኋል? ሰዎች ብዙ ጊዜ አስተውሎትን እንጂ ወደ ሥራ ወይም ወደ ትምህርት ቤት ፤እንዲሁም ወደ ተለያዩ ቦታዎች በዛፎች መሃል አቋርጠው ሲሄዱ የማያስተውሉት ግን ውስጣቸውን የሚይያገኘው ሰላም አለ። አስተውለውት ያውቃሉ ይሄን ሰላም?

ኩል ሴቶች ብዙ ግዜ አይናቸውን ደምቆ ለማውጣት እንዲሁም እንዲሁም ፊታቸውን ለየት ያለ ገጽ ለመስጠት አይናቸው ላይ ወይም ቅንድባቸው ላይ የሚጠቀሙት የውበት መጠበቂያ መሳሪያ ነው። ይህን ፊታቸው ጭር ብሎ ከነበረ ደመቅ ብሎ እንዲታየና ጎላ ብሎ እንዲታያው ያደርጋል።

ጅብ በአካባቢያችን ምን ያክል አስተውለን አናየዋለን? ብዙን ጊዜ ለሰዎች ጥሩ ገጽታ የሌለው እንስሳ አይነት ነው። ከመልኩም ጀምሮ ስራውን ብዙ ሰዎች አይወዱትም ተንኮለኛና እንስሳ ነው ብለው ይጠሩታል። ነገርግን በሀረር አካባቢ ለማዳ ሆኖ የቤት እንስሳ ሆኖ እየኖሩ ይገኛሉ።

የክርስትና ሀይማኖት በኢትዮጵያ ውስጥ ከኢትዮጵያም አልፎ በአለም ብዙዎች የሚያመልኩት የሀይማኖት አይነት ነው። በተለይም ከኢትዮጵያ ደግሞ በአማራ ክልል በጣም አክራሪ ሀይማኖተኞች በዚህ ሀይማኖት ዙሪያ ይገኛሉ። እርሶስ የምን ሀይማኖት ተከታይ ኖት?

የጎጃም ማኅበረሰብ በኢትዮጵያ ውስጥ ካሉ የተለያዩ ብሔር ብሔረሰቦች ውስጥ ከሚገኙ አንዱ በአማራ ክልል ውስጥ የሚገኘው የማኅበረሰብ አይነት ነው ። ያለውም የተለየ ባህል ብዙን ጊዜ ምርታማነት ላይ ጤፍ እና የተለያየ የእህል ምርቶች ላይ ይዘወተራል ። አስተውለው ያውቃሉ ይሄንን?

አሁን ጊዜ የተለያዩ በቴሌቪዥን እንዲሆን በፖስተር ከሚሰሩ ማስታወቂያዎች በይበልጥ በማህበረ ድረ ገጽ የሚሰሩ ማስታወቂያውዎች ተደራሽነት እንዲሁም ትርፉማነትን ያስገኛሉ። ምክንያቱም ሁሉም ሰው በማህበረ ድረ ገጽ ይጠቀማል ።አብዛኛው ሰው ሁሉም ሰው ባይሆን አብዛኛው ሰው ይጠቀማል በቀላሉም ተደራሽነትም ማግኘት ይችላል። ወጭም ቆጣቢ ናቸው።

መዋቢያ ብለን ለሴቶች የምናነሳው ብዙ ጊዜ ሜካፕን አብረን እናነሳለን ። እርሶ ሴት ከሆኑ ሜካፕን ብዙ ጊዜ አዘውትረው ይጠቀማሉ ? ብዙውን ጊዜ ሜካፕ ሰዎች ያላቸውን ውበት አጉልቶ ለማውጣት፣ ጎርቶ ለመታየት ፣ ለመዋብ የሚጠቀሙበት የውበት መዋቢያ ወይም የውበት መጠበቂያ አይነት ነው ።

አርማ ማለት የአንድ ነገር መለያ ወይም መታወቂያ አንድ ነገር ስናስብ መታወቂያ ብለን ልናሰው የምንችል ነገር ነው። ከነዛ ዉስጥ ደግሞ አንዱ ሰንደቃአላማ ነው። አሁን ሰንደቅአላማ ለሀገራት አርማቸው ነው። ከአለም ውስጥ ጎልተው የሚታዩበት አርማቸው ነው። የኢትዮጲያ ሰንደቅአላማ ስንት አይነት ቀለም ያለው ይመስላችኋል።

ሱፐርማርኬት ገብቶ ምን መግዛት ያዘወትራሉ አብዝሃኛውን ሰው ሱፐርማርኬት ገብቶ ፍራፍሬዎችን መግዛት ያዘወትራሉ ፤ምክንያቱም ፍሬሽ የሆነ ወይም ደግሞ ገና እንደቀረበ ብዙ ጊዜ አልቆ የፍራፍሬ ምርቶችን በሱፐር ማርኬቶች በአብዛኛው ጊዜ ማግኘት ስለሚቻል ነው።

ፈረሶች ሲታዩ ለአይን ዉበት ያላቸው እንዲሁም ለመዝናናት ለዉድድር ለተለያዩ ቦታዎች ላይ የምንጠቀማቸው እንዲሁም ለመጓጓዣነት የምንጠቀማቸው የቤት ዉስጥ እንሥሳቶች ናቸው። ይህም ብዙ ጊዜ ሰዎች ራሳቸውን ዘና ለማድረግ በተለይ በዉጭ ሃገራት ላይ የፈረስ ግልቢያን እንደሚጠቀሙ ይታወቃል።

አማርኛ ትምህር ስናነሳ በጣም ብዙ በውስጡ ታሪኮችና ወጎችን ስለ አማርኛ ስለ ጽሁፍ እንዲሁም ደግሞ ስለ ቋንቋ ጠልቆ ለመማርፅ የምንጠቀምበት ብዙ ጊዜ ትኩረት ተሰጦት ትልቅ ካሊኩለም ተሰጦት ባናገኘውም ጠቃሚ የትምህርት ዘፍኖ ዘርፈብዙ የሆነ የትምህርት ዘርፍ ነው።

ወቅቱን ጠበቅን ብለው አልባሌ የሆኑ የፋሽን አይነቶችን አስተውለው ያውቃሉ? ምን ያክል የዛን ፋሽንስ ለመከተል ውስጥዎ ጉጉት አድሮቦት ያውቃል? አንዳንዴ ብዙውን ጊዜ ሰዎች ግራ ይጋባሉ ፋሽን ማለት ምን ማለት እንደሆነ ትርጉሙን እስክናጣው ድረስ ማይሆኑ ነገሮችን እናስተዋላለን።

አህያ የሚለውን ቃል ሲሰማ ብዙውን ጊዜ ወደ ጭንቅላትዎ ምን ይመጣል? ብዙ ጊዜ ሰዎች ስድብ አድርገው ይወስዱታል ይኽንን ቃል ግን በትክክለኛ መልኩ ብንወስደው ብዙ ጥቅም ያለው ለሰዎች ብዙ ዉለታ የዋለ የቤት እንስሳ ነው። በሸክምም በማረስም ብዙ ጥቅም አለው።

አበባ ከሴቶችና ከወንዶች ለምን ብዙ ጊዜ ሴቶች ይወዳሉ የሚባል ይመስልዎታል? እንደሚታወቀው ሴቶች ለስሜት ቅርብ ናቸው። እና አበባውም ደሞ ብዙን ጊዜ ውበትን ስሜትን የማስተጋባት አቅም ስላላቸው በሴቶች ልብ ውስጥ ይበልጥ ይቀራሉ።

ወርቅ ብለን ስናነሳ በፊት ላይ ለሰው ልጅ ልንሰጠው የምንችለው ስጦታ እንዲሁም እርስ በርስ ራሳችንን ከጋብቻ ጋር ስናያይዝ የምንጠቀምበት እቃ ነበረ። አሁን ግን ወርቅ ብለን ስናነሳ ከጌጥነት በላይ ዋጋውን ነው ምናስበው። እጅግ በጣም ዋጋው እየናረ የመጣ ጌጣጌጥ ነው።

የልቦለድ መጽሀፎች ከመፅሀፍ የተለየ ይዘት ያላቸው መጽሃፍ አይነቶች ናቸው። ከመጽሐፍ ለየት ያሉ ምዕናብኛ ሀሳቦችን ምዕናበኛ ገጸ ባርያትን ፀሐፊዎች ስለው የሚያሳዩበት የስነ ሁፍ ዘርፍ ነው። ምን ያክል የልቦለድ መጽሐፍን በህይወቶ አንብበው ያውቃሉ?

ሴቶች እጅ ላይ የእጅ አንባር ስታዩ ሴቶችም ሁኑ ወንዶች ምን አይነት ስሜት አላችሁ? ብዙውን ጊዜ የእጅ አንባር የተለያየ ማህበረሰብ ክፍሎች ዉስጥ የተለያየ ትርጉም ያላቸው የእጅ አንባሮች አሉ። ስለ ሴቶች ስለራሳቸው ገለጻ የሚያደርጉበት አንድ የጌጣጌጥ ዘርፍ ነው።

ሀበሻ ቀሚስ በድሮ ጊዜ ለበዓላት እንዲሁም ለሰርግ ወቅት ብቻ ጠብቀን የምንለብሰው የሀገራችን የፋሽን አይነት ነበር ፤ በአሁኑ ጊዜ ግን የተለያዩ ፋሽን ዲዛይነሮች ይሄን ነገር አጉልቶ በማውጣት የቀን ተቀን ኑሯችን ላይ እንድናገኘው አድርገውናል። ምን ያክል የዚህ ፋሽን ተጠቃሚ ነዎት?

ወንበር በቤት ዉስጥም ይሁን በቢሮ ውስጥ በአብዛኛው የምናገኘው የመገልገያ ቁሳቁስ ነው። ተቀምጠን ነገሮችን አቀላጥፈን ለመስራት ትኩረታችንን ለመሰብሰብ በብዛት በሌሎች ነገሮች ላይ ከመቀመጥ በወንበር ላይ መቀመጥ ይበልጥ ዉጤታማ ያደርጋል። ምን አይነት የወንበር አይነቶች በቢሮወች ውስጥ ይጠቀማሉ?

የስፖርት ዜና ብዙ ጊዜ የመመልከት ልምድ አለዎት? ብዙውን ጊዜ የወንዶች ወይም የወጣቱ ክፍል ካልሆነ የስፖርት ዜናን ስራየ ብሎ የሚመለከት የኢትዮጵያ ህዝብ ያለ አይመስለኝም። ቢሆንም ግን በሀገራችን ሰፊ ተደራሽነት ተሰጥቶ ሪፖርት የሚደረግ የዜና ዘርፍ ነው።

ባንዲራ የአንድ ሀገር መለያ ፣ ከሌሎች ሀገሮች ጎልቶ ለመውጣት ፣ እራሳችንን የምናይበት እንዲሁም ልዩ ትርጉም ያለው መለያችን ነው ። ባንዲራን ብለን ስናስብ ብዙዎች ከቀለምና ከስሉ ባለፈ ልባችን ላይ የሚቀር ነገር አለ ። እርሶ የኢትዮጵያን ባንዲራ በተለያዩ ቦታ ሲያዩ የሚሰማዎት ስሜት ምንድነው ?

የመኖሪያ ቤት ህንፃ ግንባታ ከሌሎች ግንባታዎች የተለየ ነው ብዙውን ጊዜ ፕላንና ዲዛይን ወጣ የት ሰፈር ሰምተን እናውቃለን ፤ በአንድ አካባቢ ያሉ ቤቶች ተመሳሳይ ገጽታ እንዲኖራቸው ተመሳሳይ ፕላን እንዲይዙ ተደርገው ይሰራሉ ፤ ይህንን በአካባቢያችሁ አስተውላችሁ ያቃሉ?

የሂሳብ ትምህርትን ለምን ብዙ ጊዜ ሰዎች እንደማይወዱት ወይም ያን ያህል ፍላጎት የማያሳድሩበት የትምህርት ዘርፍ ይመስላችኋል? እንደ እኔ አስተሳሰብ፤ ከኛ ሳይሆን ከመምህሮቻችን ይመስለኛል ስህተቱ። ምክንያቱም እጅግ በጣም ሰዎችን መስጦ ሊያስተምር የሚችል የትምህርት ዘርፍ ቢሆንም የምንማርበት መንገድ ግን ትክክል ነው ብዬ ስለማላስብ።

በተለምዶ ትክክለኛ ስሙም ባይሆን ታክሲ ብለን የምንጠራው የመጓጓዣ አይነት የህዝብ ትራንስፖርት ከሚሰጣቸው አንዱ ተደራሽነት ካገኙ የመጓጓዣና ተሽከርካሪዎች ውስጥ አንዱ ነው። ምን ያክል ተጠቃሚ አሉት?

በመንገድ ላይ ስትሄዱ በየቦታው የሚለጠፉ ፖስተሮችን አስተውለው ያውቃሉ? የማስታወቂያ ፖስተሮችን ማለት ነው። እነዚህ ፖስተሮች ብዙውን ጊዜ በህትመት አማካይነት ስለድርጊታቸው ማስታወቂያ መሰራት ሲፈልጉ የሚጠቀሙባቸው ነገሮች ናቸው። ሁኖም አላፊ አግዳሚውን ተመልካች ስለሚያያቸው ውጤታማ ማስረጃ ናቸው።

ቤተሰብ ትንሹ የዓለም ክፍል ነው። ብዙ ጊዜም እንደዚህ ሲባል ሰምተን እናውቃለን ይህ ማለት የሰዎች የ4 የ5 ሰዎች ጥርቅም ነው ከቤተሰብ አልፎ አካባቢን ከአካባቢን አልፎ ማህበረሰብን ከማህበረሰብ አልፎ አለምን የሚፈጥረው

ቤታችንን ለማስጌት የቤታችንን ውበት ለመጨመር ምን ያህል የእንጨት ምርቶችን ይጠቀማሉ? ብዙ ጊዜ እንዲያውም ከበፊቱ ይልቅ አሁን ላይ ተደራሽነት እያገኙ የመጡ ነገሮች አንዱ የእንጨት አቀርጾችን እቤት ውስጥ ለማስጌጥ መጠቀም ነው ለቤትም እጅግ በጣም ውበትን የሚጨምሩ ነገሮች ናቸው

ባህር ዳር የሚለው ስም ሲነሳ አብሮ ጭንቅላታችሁ ውስጥ የሚመጣው ሐሳብ ምንድነው ? አዎ የጣና ዳር ነው ምክንያቱም ባህርዳርን አንስቶ ጣናን አለማንሳት ከባድ ስለሆነ ። ጣና በባህር ዳር እንዲሁም በተለያዩ የአማራ ክልል ውስጥ የሚገኙ የውሃ ቦታ ነው ።

ሙዝ በሀገራችን በኢትዮጵያ በተለይ በደቡብ የሀገራችን ክፍል በጣም በሰፊው የሚመረት የፍራፍሬ አይነት ነው በብዙዎች ዘንድ ተፈቃሪነት ያለው የፍራፍሬ አይነት ነው። እርሶስ የሙዝ ወዳጅነት ኖት?

አጭር ጸጉር ከረጅም ጸጉር እኩል በሴቶች ተወዳጅነት እንዳለው ምንያክሎቻችን እናውቃለን? አወ ብዙውን ጊዜ ሴቶች በተለይም አስቸጋሪ ጠባይ ያለው ጸጉር ሲኖራቸው ማበጠርና መንከባከብ ያንያክል ፍላጎት የሌላቸው ሴቶች በአጭር መቆረጥ ምርጫቸው ያደርጋሉ።

ስለድቫይደር ምን ያክል ያውቃሉ? ድቫይደር ማለት አንድን ሶኬትን የሚጠቀም ኤሌክትሮኒክስ እቃ ከሌሎች ነገሮች ጋር ለማያያዝ ወይም ደግሞ ብዙውን ጊዜ በአንድ መስመር የሚመጣ ኤሌክትሪክን ለብዙዎች ለማዳረስ የምንጠቀምበት የኤሌክትሮኒክስ መሳሪያ ነው።

መርካቶ የሚል ቃል ሲሰሙ ወደ አዕምሮዎ ምን ይመጣል? አወ እንደሚታወቀው በአዲሳበባ ውስጥ በጣም ሰፊ ቦታን የያዘ ብዙውን ሰው የፈለገውን ነገር የማያጣበት የንግድና የግብይት ትልቅ ማዕከል ነው። ከአፍሪካም ትልቁ የገበያ ማዕከል ነው።

በምድራችን ላይ ምንም አይነት ሃይማኖትን የማይከተሉ ሰዎች እንዳሉ ያውቃሉ? አለም በራሷ ጊዜ የተፈጠረች ናት አምላክ ብሎ ነገር የለም ብለው የሚያምኑ ብዙ ህዝቦች አሉ። እነዚህ ህዝቦች ተቀባይነት የሚያገኙ ይመስላችኋል?

ፌስቡክ በሀገራችን ብዙ ተጠቃሚ ያፈራ የማህበራዊ ሚዲያ ዘርፍ ነዉ። ብዙ ጊዜ ፎቶዎች እንዲሁም ሀሳቦችን በፅሁፍ መልክ የሚያጋሩበት ሚዲያ ሲሆን በአብዛኛዉ ጊዜ እዉነተኛና ዉሸተኛ መረጃን እዚያ ላይ እናገኛለን። ሰዎችም ይታለላሉ። እርስዎስ ምን ያክል ተጠቃሚ ነዎት?

ቢራ በሃገራችን ብዙውን ሰው ዋጋውም ተመጣጣኝ ሆኖለት ሊጠቀመው የሚችለው የመጠጥ ወይም የአልኮል አይነት ነው ። በተለይ ወደ አስራአንድ ሰዓት አካባቢ ግሮሰሪዎች እጅግ በጣም ብዙ ሰዎች እያስተናገዱ ማየት የተለመደ ነው ። በእርሶ አካባቢስ ይህን ነገር አስተውለውት ያውቃሉ ?

የቤት ውስጥ አስቤዛ አንድ ሰው ሱፐር ማርኬት ሂዶ ሊያገኛቸው ከሚችላቸው ምርቶች ውስጥ አንዱ ነው። ብዙ ጊዜ በሀገራችን ሱፐር ማርኬት የመጠቀም ልምድ ባይኖርም ነገሮችን በአንድ ቦታ ለማግኘት ጠቃሚ ቦታ ነው። እርስዎስ ምን ያክል ሱፐር ማርኬቶችን ይጠቀማሉ?

ቤትዎን ለማስጌጥ ምን አይነት ቀለም ይመርጣሉ? ቀለም ቤትን ለማስጌጥ ከሚጠቅሙ ዋና ዋና እና ጉልህ ሚና ለቤትዎ ዉበት አጉቶ የሚያሳይ ጉልህ ሚና ያለው ነው። የቤቶች ማስገጫ ቁሳቁስ ነው። ብዙውን ጊዜ ፍካትን፣ ድምን ያለ ቀለምም ለቤት ውስጥ እንጠቀመዋለን።

የትዝታ የሙዚቃ ቅኝት ብዙዎች ዘንድ ተወዳጅነትን ያገኘ የሙዚቃ አይነት ነው። ብዙዎችን ወደ ድሩአቸው ወደ አሳለፉት ወደ ነበሩበት ኑሮ መልሶ ትላንትናቸውን የሚያሳይ የሙዚቃ ዘርፍ ነው። ትዝታ ሙዚቃ የሚያሳየው ትዝታ አልወት?

የመስኖ ግብርና ብዙ ጊዜ ሲባል ሰምተን እናቃለን ከግብርና አይነቶች መካክል አንዱ ሲሆን የዝናብ ወቅትን ብቻ ጠብቆ ሳይሆን በአካባቢው የሚገኙትን የተለያዩ የዉሀ ተፋሠሶችን በመጠቀም በአመት ከሁለት ጊዜ በላይ ምርት የምናገኝበት ዘርፍ ነው። ምን ያክል ስለዚህ ዘርፍ ያቃሉ?

ሪዞርቶች በደህና ነዋሪዎች እንድሁም ገንዘብ ያላቸው ሰዎች ብዙውን ጊዜ የሚያዘዎትሯቸው የመዝናኛ ቦታዎች እንድሁም የመናፈሻ ቦታዎች ናቸው። በአብዛኛው ከሀይቅ ዳር ከወንዝ ዳር ሲሰሩ እናስተውላለን። ገንዘቡን ግን አስተውለንው አናውቅም አስተውለውት ያውቃሉ?

ቴሌቪዥን በአብዛኛዉ በቤት ዉስጥ የሚገኙ የኤሌክትሮኒክስ እቃ ሲሆን መረጃዎችን ከተለያዩ ተቋማት በአንድ በሳተላይንት ተግባር ተደራጅቶ የምናገኝበት ቦታ ነዉ። በአሁኑ ጊዜ ስልክን የሚጠቀመዉ ስለበዛተጠቃሚነቱ እያነሰ ቢሄድም እርስዎ ምን ያክል ይጠቀሙታል?

አሁን ላይ እጅግ እየናረ በመጣው የቡና ዋጋ ምክንያት ብዙ ሰዎች የቡና ሱሳቸውን ለመግታት እየተገደዱ ይገኛሉ። ያም ሁኖ ግን ይህንን ሱሳቸውን መግታት ያልቻሉ የፈለገው ይምጣ ብለው የሚጠቀሙ ብዙ ሰዎች አሉ። ከነዚያ ሰዎች ውስጥ እነዚህን በቡና ቤቶች ውስጥ እነዚህን ሰዎች ማስተናገድ የተለመደ ነው።

ሁልጊዜ የማናስተውለው በ እጃችን ያለውን ስልክ ከ ኤለክትሮኒክስ ዘርፍ መሆኑን ምን ያክሎቻችን እናውቃለን። አዎ ኤለክትሮኒክስ ሲባል ብዙ ጊዜ ሌሎች ገመዶች ምናምን ረጃጅም ነገሮች ብቻ ነው የምናስበው ነገርግን ስልካችንም በቀላሉ የምናገኘው የኤለክትሮኒክስ ዘርፍ ነው ወይም አይነት ነው።

በኢትዮጵያ አብዛኛውን ጊዜ ችግሮችን ለመፍታት እንድሁም ሰዎችን ለማስታረቅ ሊሆን ይችላል የምንጠቀመው ከዘመናዊ መንገድ ይልቅ ታዋቂ መሪዎች አባቶችን መጠቀም ነው። ያላቸው እውቀት ከዘመናዊ ድግሪዎች እንድሁም ከተለያዩ ከእውቀት መጽሐፎች ይበልጣሉ። በአካባቢዎ ምን አይነት ባህል አለ አባቶችን የሚያሳትፍ ?

ማህበረሰብ ብለን ስናነሳ ብዙውን ጊዜ ጥሩውን በኩል ነው የምናነሳው ነገር ግን በተለይም በሴቶች የማህበረሰብ ክፍል ላይ የሚደርሱ አልባሌ ተጽዕኖዎች አሉ በተለይ በትዳር እንድሁም ሌሎች ግፊቶች ላይ የዚህ ጥቃት ሰለባ የሆኑ ሴቶች ምን ያክል ያውቃሉ?

ቢሮ ውስጥ ከምናገኛቸው የመገልገያ እቃዎች ውስጥ አንዱ የፋይል መያዣ ወይም ፎልደር ብለን የምንጠራው የቢሮ ዕቃ አለ ። ምን ያክሎቻችን እንጠቀምበታለን ? ፋይላችንን ወይም መረጃችንን በትክክል አሰናድተን ለማስቀመጥ የምንጠቀምበት መሣሪያ ነው ።

ፖሊስ አንድ የህግ አስከባሪ ዘርፍ ነው። ብዙውን ጊዜ በተለምዶ ሰማያዊ ቀለም አርማ ለባሾችን ፖሊስ ብለን እንጠራቸዋለን። ስራቸውም ህግ ማስከበር እና የሰዎችን ሰላም ማስከበር ነው። በአካባቢዎ ምን ያክል ፖሊስን ያስተውላሉ?

ከሙዚቃ መሳሪያዎች ከተጠቀሱት ልዩ ልዩ መሣሪያዎች ውስጥ አንዱ ነው። ይህም ብዙውን ሙዚክን ለማጀብ ሙዚቃን የተለያዩ ቃናን ለመስጠት የምንጠቀመባቸው መሣሪያዎች ናቸው። ምን አይነት የሙዚቃ መሣሪዎች ይበልጥ ይመስጦታል?

ማንጎ ብዙወቻችን እንደምንወድ ይታወቃል እርስዎ ለማንጎ የተለየ ፍቅር አለዎት? ብዙውን ጊዜ ጣፋጭ የሆነ ማንጎ በሀገራችን ላይ የታወቀ ምርት ነው። ይህም ከሌሎቹ በተለየ በአማራ ክልል በዳማት አካባቢ እጅግ በብዙ መጠን የሚመረት ምርት ነው።

ሰላጣ ብዙ ጊዜ በጥሬው የምንመገበው የምግብ ዓይነት ነው። ከሌሎች አትክልቶችና ፍራፍሬዎች ጋር አንድ ላይ በማድረግ ሰዎች ለጤናማ ህይወት የሚመገቡት ብዙ ጊዜ የሚበሉት የምግብ ዓይነት ነው። እርሶስ ሰላጣ በሚሰሩበት ጊዜ ምን ምን ግባቶችን ተጠቅመው ያዘጋጃሉ!

ጧት ከእንቅልፋችን ስንነሳ ምን ያክሎቻችን የወፎችን ድምጽ አስተውለንው እናውቃለን? ይህ ብዙ ጊዜ ተፈጥሮ ብለን ስናስብ ትልልቅ ነገሮችን ብቻ እናያለን። ይህ ግን ትንሹ ለሰው ልጆች ቀናትን አብርቶ ሊጀምርላቸው የማችል የተፈጥሮ አይነት ነው። የወፎች ሙዚቃ እጅግ ልብን የሚመስጥ ዜማ ያላቸው ናቸው።

መዝናኛ በአካባቢያችሁ ውስጥ አሉ? ቀደም ሲል በሰፈሮች ውስጥ እንድሁም በከተማ ላይ ሰፋፊ ገንዘብ የማይከፈልባቸው የመዝናኛና የመናፈሻ ቦታዎች ማግኘት የተለመደ ነበር። አሁን ጊዜ ግን እየቀረ መጥቷል።

የጆሮ ጌጥ ሴቶች ብዙ ጊዜ የሚያዘወትሩት ለመዋቢነት የሚጠቀሙበት የጌጣጌጥ አይነት ነው። አልፎ አልፎ በወንዶች የምናየው በኛ በኢትዮጵያውያን ማህበረሰብ የተለመደና ተቀባይነት ያገኘ ባይሆንም እነሱም ይጠቀሙታል ምን አይነት የጆሮ ጌጥ ያዘወትራሉ?